ሰዎች ባህላቸውን ለማስታወቅ የተለያዩ የአመጋገብ ወይም ደሞ የምግብ ዓይነቶችን ይመገባሉ ውስጥ አንዱ የሆነው ቆጮ ሲሆን በብዛት በጉራጌ ክልል የዘወትራል።

የኤሌክትሮኒክስ መሳሪያዎች ከሚባሉት ውስጥ አንዱ የሆነው ኮምፒውተር ሲሆን ይህ ኮምፒውተር የተለያዩ ጽሁፎችን ለመጻፍ እንዲሁም የተለያዩ መረጃዎችን ለማየት እንጠቀምበታለን።

በሀገራችን በሚገኙ ምግብ ቤቶች ውስጥ በባህር ዳር የሚገኘው ጃካራንዳ የሚባለው ምግብ ቤት ሲሆን ፤ ይህ ቦታ የተለያዩ የመጠጥና የምግብ አቅርቦቶችን ይሰጣል።

ሰዎች ለማወቅ ወይም ለመገንዘብ የተለያዩ መፅሃፎችን ያነባሉ:: ከነዚህ መፅሐፍቶች ዉስጥ አንዱ የሆነው የትምህርት ነክ መፅሐፍቶች ይገኙበታል::

ኢትዮጵያ ውስጥ ብዙ የፖለቲካ ፓርቲዎች ይገኛሉ። እነዚህ የፖለቲካ ፓርቲዎች አሁን ላይ በብዛት እርስ በእርስ እየተቃረኑ ስለሆነ በሰዎች ዘንድ የጭንቀት ስሜትን እየፈጠሩ ይገኛሉ።

ግብርና አንዱ የኢትዮጵያ የኢኮኖሚ ዋልታ ሲሆን ይህም ምርቶችን ለማምረት ይረዳናል። ለምሳሌ ስንዴ ለማምረት ይረዳናል።

ሰዎች የተለያዩ እቃዎችን ለመግዛት ወደ ንግድ ሱቆች ይሄዳሉ። ሄደውም የተለያዩ እቃዎችን ይገዛሉ። ለምሳሌ ስኳር፣ ሻይ ቅጠል እንዲሁም ዳቦ ገዝተው ይመጣሉ።

ልዩ ልዩ መሣሪያዎች ከምንላቸው መሳሪያዎች ውስጥ አንዱ የሆነው ሜትር ሲሆን ይህ ሜትር ሰዎች ቦታዎችን ወይም የተለያዩ እርዝመቶችን ለመለካት ይጠቀሙበታል።

ስዎች የተለያዩ ነገሮችን ለመግዛት ወደ ንግድ ሱቆች ይሄዳሉ ። እነዚህ የንግድ ሱቆች ለምሳሌ ስኳርን ብናይ የስኳር የዋጋ ንረት ሲኖር ሰዎች የብስጭት ስሜት ይታይባቸዋል ።

በሀገራችን ብዙ የከፍተኛ ትምህርት ተቋማት ይገኛሉ ።ከነዚህም ውስጥ አንዱ የሆነው የባህርዳር ዩኒቨርስቲ ሲሆን ይህ ዩኒቨርስቲ አንጋፋና ብዙ ፕሮፌሰሮችን፣ ዶክተሮችን እንዲሁም የተለያዩ ሙያ ያላቸውን ሰዎችን ያፈራ ዩኒቨርስቲ ነው።

ተሽከርካሪ ከምንላቸው ውስጥ የሚመደበው አንዱ የሆነው መኪና ሲሆን ከመኪና አይነቶች ውስጥ ለምሳሌ ቪጽ የምትባለው መኪና ስትሆን የቤት መኪና በመባል ትታወቃለች ።አራት ጎማዎችም አትሉት።

ሰዎች የተለያዩ እቃዎችን ለመግዛት ወደ ንግድ ሱቆች ይሄዳሉ:: ሄደውም የተለያዩ ነገሮችን ይገዛሉ:: ለምሳሌ ልብሶችን ይገዛሉ:: ሱሪ ቀሚስ እንዲሁም ጃኬቶችን ሊገዙ ይችላሉ::

በአካባቢያችን ከሚገኙት እዋት መካከል አንዱ የሆነው ባህር ዛፍ ቢሆን ይህ ባህር ዛፍ ሰዎች ለቤት መስሪያነት እንዲሁም ለማገዶነት ይጠቀሙበታል።

ሰዎች ለማማር እና ለማጌጥጥት የተለያዩ ነገሮችን ይጠቀማሉ። ከነዚህ ውስጥ አንዱ የሆነው አንገት ሀብል ሲሆን የአንገት ሀብል ከብር፣ ከወርቅ እንዲሁም ከአርቴፊሻል ነገሮች የተሰራ ነው።

መሰረታዊ አገልግሎት ከምንላቸው ውስጥ አንዱ የሆነው የመብራት አገልግሎት ሲሆን ይህ ሰወች የመብራት አገልግሎት እንዲያገኙ ይረዳል።

በአካባቢያችንን ከሚገኙ መሠረተ ልማቶች ውስጥ አንዱ የሆነው ድልድይ ሲሆን ፤ ይህ ድልድይ ሰዎች ወንዞችን ለማቋረጥ ይረዷቸዋል። ይህም የፍርሐት ስሜትን ይቀንሳል።

ንግድ እና ግብይት ከምንላቸው ነገሮች ውስጥ አንዱ ዘዬ ሲሆን ይህ ዘይት በቤታችን ውስጥ ምግቦችን ለማዘጋጀት እንጠቀምበታለን።

በአካባቢያችን ብዙ አይነት የእጽዋት ዝርያዎች አሉ ከነዚህም ውስጥ የሆነው የቡና ተክል ሲሆን ፤ ይህ የቡና ተክል ፍሬዎችን ያፈራል። ይህም ፍሬው ለመጠጥነት ያገለግላል።

በቴሌቪዥን የተለያዩ ማስታወቂያዎች ይታያሉ። ከእነዚህም ውስጥ አንዱ የሆነው የአባይ ባንክ ማስታወቂያ ሲሆን ይህ ማስታወቂያ በአርቲስት ግሩም ኤርምያስ የሚተዋወቅ ማስታወቂያ ነው።

በኢትዮጵያ በጣም ተወዳጅ ምግብ ከምንላቸው ውስጥ አንዱ የሆነው ክትፎ ሲሆን ይህ ክትፎ የሚዘጋጀውም ከቀይ ስጋ እንዲሁም ከተለያዩ ቅመሞችና ከቅቤ ይዘጋጃል።

የከፍተኛ ትምህርት ተቅቋማት የሚባሉት ውስጥ አንዱ የሆነው የግል ዩኒቨርስቲ ሲሆን ይህ ዩኒቨርስቲ ብዙ ተማሪዎችን አስተምሮ አስመርቆ ለስራ ያበቃ ዩኒቨርስቲ ነው።

ከአካባቢያችን ከመናገኛቸው መሰረተ ልማቶች አንዱ የሆነው የንጹህ ዉሀ መጠጥ አገልግሎት ሲሆን ይህ የንጹ ውሃ መጠጥ አገልግሎት ሰዎች ተጠብቆ መጠጥ እንዲያገኙ ያደርጋል ይህም መጠየፍ ስሜትን ይቀንሳል።

በአካባቢያችን ብዙ አይነት አትክልትና ፍራፍሬዎች ይገኛሉ። ከእነዚህም ውስጥ አንዱ የሆነው ብርቱካን ሲሆን ይህ ብርቱካን ሰወች ጥሩ ጤና እንዲኖራቸው ያደርጋል። ይህም የህመም ፍርሃት ስሜትን ይቀንሳል።

የቤት እንስሳት ከምንላቸው ውስጥ አንዱ የሆነው በሬ ገበሬዎች ለእርሻና እንዲሁምለመግብነት የሚጠቀሙት እንስሳ ውስጥ አንዱ ነው።

የኤሌክትሮኒክስ እቃቸው ከምንላቸው ውስጥ አንዱ የሆነው ቴሌቪዥን ሲሆን ይህ ቴሌቪዥን የተለያዩ መረጃዎችን እንዲሁም መዝናኛዎችን ለማየት ይጠቅመናል በዚህም የመደነቅ ስሜት ይፈጥራል።

ሰዎች የተለያዩ ልዩ ልዩ መሣሪያዎችን ይጠቀማሉ። ከነዚህም ውስጥ አንዱ የሆነው ሽጉጥ ሲሆን ሰዎች እራሳቸውን ከሌባ ወይም ደግሞ ከአደገኛ ነገሮች ለመጠበቅ ይጠቀሙበታል ይህም የፍርሃት ስሜትን ይቀንሳል።

በሀገራችን ብዙ የማህበረሰብ ክፍሎች ይገኛሉ። እነዚህም ውስጥ አንዱ የሆነው የኩናማ ማህበረሰብ ሲሆን ይህ ማህበረሰብ በሰሜናዊው ክፍል በትግራይ ክልል ይገኛል።

የቤት ዕቃዎች ከምንላቸው ውስጥ አንዱ የሆነው ጀበና ሲሆን ይህ ጀበና ቡና ለማፍላት እንጠቀምበታለን። ጥቁር ቀለምም አለው።

የቤት እንስሳት ከሚባሉት ውስጥ አንዱ የሆነው አህያ ሲሆን አህያ የሰው ልጆችህን እቃዎችን ከተለያዩ ቦታዎች በማጓጓዝ ለተሸክም አገልግሎት ያገለግላል።

ኢትዮጵያ ውስጥ ከሚገኙ የሃይማኖት ተቋማት ውስጥ አንዱ የሆነው የኦርቶዶክስ ሃይማኖት ሲሆን፤ የዚህ ሃይማኖት ምእመናን ነጭ ለብሰው ወይም ነጠላ ለብሰው ወደ ቤተ ክርስቲያን በመሄድ ጸሎት ያደርሳሉ።

ሰዎች ባህላቸውን ለማስተዋወቅ ሲሉ የተለያዩ አይነት ጭፈራዎችን ያሳያሉ ለምሳሌ ፡- በጎጃም አካባቢ የእንቅጥቅጥ እስክስታዎችን እንዲሁም ሌሎች እስክስታዎችን ያካሄዳሉ። ይህም የፍቅር ስሜታቸውን ያዳብራል።

ፑሽአፕ: እጆችንና የላይኛውን የሰውነት ክፍል በመጠቀም ሰውነትን ወደ ላይና ወደ ታች ማንቀሳቀስ ሲሆን የደረትና የእጅ ጡንቻዎችን ያጠናክራል።

ሰዎች የተለያዩ ጫማዎችን ይጠቀማሉ። ለምሳሌ ቦቲ ጫማ ሲሆን ይህ ጫማ ሰዎች እግራቸዉ ቆሻሻ ወይም ጭቃ እንዳይነካ ይረዳቸዋል። ይሄም የመፀየፍ ስሜትን ይቀንሳል።

ኢትዮጵያ ውስጥ የግብርና ስራ አብዛኛው የገጠራማ ክፍል የሚተዳደርበት የስራ አይነት ሲሆን ይህ ስራ ብዙ ምርቶችን ለማምረት ይረዳል ለምሳሌ ጤፍ፣ በቆሎ፣ ዳጉሳ ሲሆን ይህም በሰዎች ዘንድ የደስተኛ ስሜትን ይፈጥራል።

ሰዎች በተለያዩ የከፍተኛ የትምህርት ተቋማት እየተማሩ ይገኛሉ:: ለምሳሌ በባህር ዳር ዩኒቨርስቲ የሚማሩ ብዙ ተማሪዎች ይገኛሉ እነሱም ትምህርታቸውን ጨርሰው ሲመረቁ የደስታ ስሜት ይታይባቸዋል ::

በአካባቢያችን ብዙ አይነት የባህል ህክምናዎች ይካሄዳሉ ከነዚህም ውስጥ አንዱ የሆነው የወጌሻ ስራ ሲሆን የተሰበረን እጅ ወይንም እግርን በማሸት ያድናሉ።

ሰዎች ለመዝናናት የተለያዩ የመዝናኛ ቦታዎች ይሄዳሉ ። ለምሳሌ ላንጋኖ የመዝናኛ ቦታ ይሄዳሉ ። ይሄም የተለየ መንፈስን ያድሳል። ይሄም የጭንቀት ስሜትን ያስዎግዳል ።

የሱፐር ማርኬት ምርቶች ከምንላቸው ውስጥ አንዱ የሆነው ዘይት ሲሆን ይህ ዘይት ከሱፍና ከአኩሪ አተር ይዘጋጃል። አንዳንድ ሰዎች ግን ከተለያዩ ባዕድ ነገሮች ያዘጋጁታል ይህም በሰዎች ዘንድ ብስጭትን ይፈጥራል።

ሰዎች የተለያዩ ስፓርታዊ እንቅስቃሴዎችን ይሰራሉ ለምሳሌ እግር ኳስ ሲሆን ይህ እግር ኳስ በሁለት ቡድኖች የሚካሄድ ግጥሚያ ሲሆን ይህም የፍቅር ስሜትን ይጨምራል።

ዜና የመረጃ ነፃነትን የሚያረጋግጥና ዜጎች በመንግስታቸውና በዙሪያቸው ባሉ ጉዳዮች ላይ በቂ ግንዛቤ እንዲኖራቸው የሚያስችል መሠረታዊ መብት ነው። የአየር ንብረት ዜና ስለሚጠበቀው የአየር ሁኔታ መረጃ ይሰጣል።

መጓጓዣ ሰዎችና እቃዎች ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱበት ዘዴ ነው። ተሽከርካሪዎች ደግሞ ይህንን እንቅስቃሴ የሚያከናውኑ መሳሪያዎች ናቸው።

አትክልትና ፍራፍሬ ከምንላቸው ውስጥ አንዱ የሆነው ካሮት ሲሆን ካሮት የሰው ልጆች ለምግብነት ከሚጠቀሙባቸው አታክልቶች ውስጥ አንዱ ሲሆን ይህ በውስጡ ቫይታሚን ኤ አለው።

ሰዎች የሐዘን ስሜት ሲገጥማቸው የተለያዩ መሐፍቶችን ያነባሉ:: ከነዚህም ውስጥ አንዱ የሆነው ዴርቶ ጋዳ ሲሆን ይህ ልቦለድ መጸሐፍት ጥሩ ታሪኮችን ይዟል ::

ኢትዮጵያ ውስጥ ከሚገኙ መልካምድሮች ውስጥ አንዱ የሆነው ውሃማ አካላት ያሉበት ሲሆን ለምሳሌ የጢስ አባይ ወንዝ ይገኝበታል። ይህ ወንዝ በአማራ ክልል ይገኛል።

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዣ አይነቶች ይጠቀማሉ። ከነዚህ የመጓጓዣ አይነቶች ውስጥ ለምሳሌ ፦ጀልባ ሲሆን ይህ ጀልባ በውሃ ላይ የሚሄድ ነው። ይህም በሰዎች ዘንድ የፍርሃት ስሜትን ይፈጥራል።

ሰዎች የቱሪዝም ቦታዎችን ለመጎብኘት ከቦታ ቦታ ይንቀሳቀሳሉ ለምሳሌ ከቱሪዝም ቦታዎች ውስጥ አንዱ የሆነው የጣና ሐይቅ ውስጥ የሚገኙ ገዳማቶች ሲሆኑ ፤ እነዚህ ገዳማቶች ያላቸው ውበት በሰዎች ዘንድ የመደነቅ ስሜትን ይፈጥራል።

በአገራችን የዜና ዘጋቢ ይገኛሉ። ከእነዚያ ዉስጥ አንዱ የሆነዉ ሲሆን ይህ የዜና ጣቢያ የተለያዩ ዜናዎችን ለምሳሌ የስፖርት ዜና እንደ ዋቢ አድርጎ ሊጠቀም ይችላል።

ኢትዮጵያ ውስጥ በጣም ብዙ ቦታዎች ይገኛሉ ። ከነዚህም ውስጥ አንዱ የሆነው የሚገኘው አፋር ክልል የሚገኘው ኤርታሌ ሲሆን በሃይለኛ ሙቀትም አለው ።

ኢትዮጵያ ውስጥ ብዙ ሀይማኖቶች ይገኛሉ ::ከነዚህ ውስጥ አንዱ የሆነው የኦርቶዶክስ ተዋህዶ ሃይማኖት ሲሆን በዚህ ሃይማኖት የተለያዩ በዓላት ይከበራሉ:: ለምሳሌ ዓመታዊ የንግስ በአላቶች ሲከበሩ ሰዎች እየዘመሩ ታቦታቶችን ያጅባሉ ይህም ፍቅርን ይፈጥራል ::

ልዩ ልዩ መሳሪያዎች ከምንላቸው ውስጥ አንዱ የሆነው መጋዝ ሲሆን ይህ መጋዝ እንጨትን ወይም ዛፍን ለመቁረጥ እንጠቀምበታለን።

የአፋር ማህበረሰብ ኢትዮጵያ ውስጥ ከሚገኙ ማህበረሰቦች ውስጥ አንዱ ሲሆን የራሱ ባህል፣ ወግ፣ አመጋገብ እንዲሁም አለባበስ አለው።

ከመፅሐፍት አይነቶች ውስጥ አንዱ የሆነው ትምህርታዊ መፅሐፍ የምንለው ማለትም ተማሪዎች ትምህርታቸውን ለመማር የሚጠቀሙባቸው መፅሐፍቶች ናቸው ። ከእነዚህም ውስጥ ለምሳሌ የአማረኛ መፅሐፍ ይገኝበታል ።

ሰዎች በአንድ አንድ አካባቢ የሀዘን ስሜታቸዉን ለመግለፅ ፀጉራቸዉን የተለያዩ አይነት ስሬቶች ይሰራሉ። ለምሳሌ ፀጉራቸዉን ሙሉ በሙሉ ይቆረጡና መላጣ ይሆናሉ። ይህም ሀዘናቸዉን ይገልፃሉ።

የሱፐርማርኬ ምርቶች ከምንላቸው ውስጥ አንዱ የሆነው የሀይላንድ ጁስ ሲሆን ይህ የሀይላንድ ጁስ ከተለያዩ ፍራፍሬዎች ይዘጋጃል። ለምሳሌ ከማንጎ ይዘጋጃል።

ሰዎች ከቦታ ቦታ ለመንቀሳቀስ የተለያዩ የመጓጓዣ አይነቶችን ይጠቀማሉ። ለምሳሌ ፦መኪና ሲሆን የመኪና አይነቶች ብዙ ናቸው። እነዚህም የቤት መኪና ከመኪናዎች ውስጥ አንዱ ነው።

በቴሌቪዥን ከሚዘገቡ ዜናዎች ውስጥ አንዱ የሆነው የአየር ንብረት ዜና ዘገባ ሲሆን ይህም ሰዎች የተለያዩ ጥንቃቄዎችን እንዲያደርጉ ይረዳቸዋል።

በኢትዮጵያ ብዙ የፖለቲካ ፓርቲዎች ይገኛሉ ፤ ከነዚህም ለምሳሌ ኢዜማ፥ እናት ፓርቲ፥ አብን ፥ብልጽግና የመሳሰሉት ይገኙበታል።

ሰዎች የተለያዩ ልብሶችን ለመግዛት ወደ ተለያዩ ሱቆች ይሄዳሉ ።ለምሳሌ ልብሶችን በሚገዙበት ሰዓት የደስተኛ ስሜት ይሰማቸዋል።

ሴቶች ለመዋብ ከሚጠቀሙባቸው የመዋቢያ ቁሶች ውስጥ ባህላዊና ዘመናዊ ተብሎ ይከፈላሉ ፤ ባህላዊ ከምንላቸው ውስጥ አንዱ ቀሲል ፥ እርድ ፥ ቅቤ ይገኙበታል።

ሰዎች የተለያዩ እቃዎችን ለመግዛት ወይም ለመገበየት ወደ ንግድ ሱቆች ያመራሉ እነዚህ የንግድ ሱቆች የተለያዩ እቃዎችን በተለያዩ ዋጋ ሂሳብ ይሸጣሉ። ይህም በሰዎች ዘንድ የ ብስጭት ስሜትን

የጥበብ ስራዎች ከምንላቸው ውስጥ አንዱ የሆነው የክር ስራ ሲሆን ይህ የክር ስራ ሰዎች የተለያዩ ዲዛይኖችን በመጠቀም ክሮችን በማድር ረግ ይሰሯቸዋል።

ኢትዮጵያ ውስጥ ብዙ አይነት የምግብ ዓይነቶች ይገኛሉ ። ከእነዚህም ውስጥ አንዱ የሆነው በያይነት የሚባለው የምግብ ዝርዝር ሲሆን ይህ በያይነት በውስጡ የተለያዩ ምግብ አይነቶችን ይይዛል ። ይሄም የምግቡ መጣፈጥ በሰዎች ዘንድ መደነቅን ይፈጥራል ።

በአካባቢያችን ከሚገኙ እፅዋት አይነቶች ውስጥ አንዱ የሆነው ዋንዛ ሲሆን ይህ ዋንዛ ለእንጨት፣ ለማገዶነት እንዲሁም ለጣውላ ለማዘጋጀት ይጠቅማል ።ይህም በሰዎች ዘንድ የመደነቅ ስሜትን ይፈጥራል ።

ሴቶች ለመዋብ የተለዩ የውበት መጠበቂያ ቁሶችን ይጠቀማሉ። ከነዚህም ውስጥ አንዱ የሆነው ሊፒስቲክ ሲሆን፤ ይህም ከንፈራቸውን በመቀባት ቆንጆ ይሆናሉ። ይህም የ ደስታ ስሜትን ይፈጥራል።

በቤታችን ውስጥ የተለያዩ ማሽኖች ይገኛሉ ከነዚህም ውስጥ አንዱ የሆነው የጁስ መፍቻ ማሽን ሲሆን ይህ የማሽን የተለያዩ ፍራፍሬዎችን ይፈጫል በጁስ መልኩ እንድንጠቀም ያግዛል ይህም የመደነቅ ስሜትን ከፍ ያደርጋል።

በኦርቶዶክስ ሃይማኖት ውስጥ የሚከበሩ በዓላት ውስጥ አንዱ የሆነው የደመራ በዓል ሲሆን የደመራ በአል ችቦዎችን በማብራት እንዲሁም ምእመኑ እየዘመሩ የሚያከብሩት በዓል ነው ።

ኢትዮጵያ ውስጥ ከሚገኙ መልከአምድሮች አንዱ የሆነውን የአባይ በረሃ መንገድ ሲሆን፤ ይህ መንገድ በጣም ተራራማ እና እንዲሁም ገድል የሆነ ሲሆን። ሰዎች በዚህ መንገድ ሲያልፉ የፍርሐት ስሜት ፈጥሮባቸዋል።

ኢትዮጵያ ውስጥ ብዙ ህግ አስከባሪ አካላት ይገኛሉ። ከነዚህም ውስጥ አንዱ የሆነው ፖሊስ ሲሆን ይህ ፖሊስ ህግን ለማስከበር የተለያዩ የጦር መሳሪያዎችን የጠቀማል። ይህም በሰዎች ዘንድ የፍርሃት ስሜትን ይጨምራል።

ኢትዮጵያ ውስጥ ብዙ የሙዚቃ ሰዎች ይገኛሉ ከነዚህም ውስጥ አንዷ የሆነችው አስቴር አወቀ ስትሆን ይች ሙዚቀኛ ከድሮ ጀምራ አሁንም ድረስ ለአድማጩ ብዙ ሙዚቃዎችን እያበረከተች ትገኛለች።

ሰዎች የተለያዩ ነገሮችን ለመግዛት ወይም ግብይት ለማድረግ ወደ ተለያዩ የንግድ ሱቆች ያመራሉ ለምሳሌ ዘይት÷ቡና፥ ስኳር፥ ጨው ለመግዛት ይሔዳሉ።

ኢትዮጵያ ውስጥ ሁለት አይነት የግብርና ዘዴዎች ይገኛሉ እነዚህም ዘመናዊ ግብርናና ባህላዊ ግብርና ሲሆኑ ዘመናዊ ግብርና ትራክተርን ወይም ማሸኖችን እየጠቀመ የምንሠራው የግብርና አይነት ነው።

የቤትና የቢሮ እቃዎች ከምንላቸው ውስጥ አንዱ የሆነው ወንበር ሲሆን ይህ ወንበር ከእንጨት፥ ከስቦንጅ፥ እንዲሁም ከብረት ይሰራል።

ኢትዮጵያ ውስጥ ብዙ የስነ-ህንፃ ውጤቶች ይገኛሉ። ከነዚህም ውስጥ አንዱ የሆነው የላሊበላ ውቅር አብያተ ክርስቲያን ሲሆን ይህ ቤተ-ክርስትያን ከአንድ አለት ተቦርቡሮ የተሰራ ነው። ይህም አስደናቂ ገፅታ ወይም በሰዎች ዘንድ አስደናቂ ስሜት ይፈጥራል።

በቤት ውስጥ ከሚገኙ የቤት እቃዎችን ውስጥ አንዱ የሆነው ቁምሳጥን ሲሆን ይህ ቁምሳጥን ልብሶቻችንን በጽዳት ለማስቀመጥ ይጠቅመናል። ይህም የተለየ ደስታን ስሜት ይፈጥርብናል።

በቤታችንን ዉስጥ ከምናዘጋጃቸው የምግብ አይነቶች ዉስጥ አንዱ የሆነው ቀይ ወጥ ሲሆን ይህ ቀይ ወጥ ከስጋ የሚዘጋጅ ሲሆን የተለያዩ ቅመማ ቅመሞችም ይደረጉበታል።

ኢትዮጵያ ውስጥ ብዙ ተቋማት የሆነ አርማ አላቸው። ከነዚህ ውስጥ አንዱ የሆነው የትምህርት ሚኒስቴር ሲሆን የትምህርት ሚኒስቴር የራሱ የሆነ አርማ አለው። ይህ አርማም የተገለጠ መጽሐፍ በክብ ውስጥ ሆኖ ነው።

ድርጅቶች ያመረቷቸዉን ምርቶች ለተጠቃሚዉ ማህበረሰብ ጋር ለማድረስ የተለያዩ የማስታወቂያ ስራዎችን ይሰራሉ። ለምሳሌ በቴሌቪዥን የምንመለከተዉ የዳይፐር ማስታወቂያ ይገኝበታል።

ኢትዮጵያ ውስጥ ብዙ ሀይማኖት ይገኛሉ ከእነዚህም ውስጥ አንዱ የሆነው የኦርቶዶክስ ሃይማኖት ሲሆን ይህ ሃይማኖት ውስጥ የሚከበሩ በዓላት ውስጥ አንዱ የሆነው የጥምቀት በአል ነው።

ኢትዮጵያ ውስጥ ብዙ የስራ ዘርፎች ይገኛሉ። ከነዚህም ውስጥ አንዱ የሆነው ዶክተር ወይም የህክምና ስራ ሲህን ይህ የህክምና ስራ በሽተኞችን በማከም የደስተኛ ስሜት ይፈጥራል።

በአካባቢያችን ብዙ አይነት መኖሪያ ቤቶች ይገኛሉ ከነዚህም ውስጥ አንዱ የሆነው ፎቅ ቤት ሲሆን ይህ ፎቅ ቤት ከብረት ከስሜንቶ ከብሎኬት የተሰራ ነው።

ቤታችን ውስጥ ከሚገኙ ማሸኖች ውስጥ አንዱ የሆነው የልብስ ማጠቢያ ማሽን ሲሆን ይህ ማሽን ልብሳችንን በቀላሉ ለማጠብ ይጠቅመናል።

በአካባቢያችን ከምናገኛቸዉ አትክልቶች ዉስጥ አንዱ የሆነዉ ቆስጣ ሲሆን ይህ ቆስጣ አረንጓዴ ቅጠል አለዉ። ለምግብነት እንጠቀመዋለን።

ሰዎች የተለያዩ የጌጣጌጥ አይነቶችን ይጠቀማሉ። ለምሳሌ እጃቸው ላይ ብራስሌቶችን ወይንም ደግሞ ሰዓቶችን ይጠቀማሉ ። ይህም ደስተኛ ያደርጋቸዋል ።

አንድ ድርጅት የስራ ቅጥር ሲያወጣ ማስታወቂያዎችን በተለያየ ቦታዎች ይለጥፋል የማስታወቂያ የሚለጠፍባቸው ቦታዎች የማስታወቂያ ቦርዶች ይባላሉ።

የኢትዮጵያ ውስጥ ብዙ የዜና ዘጋቢ ተቋማት ይገኛሉ። ከእነዚህ ውስጥ አንዱ የሆነው አሚኮ ሲሆን ይህ የዜና ዘጋቢ ተቋም ለህብረተሰቡ የተለያዩ ዜናዎችን ያደርሳል። ለምሳሌ ስፖርታዊ ዜናዎችን ሲያቀረበ በህዝቡ ዘንድ የደስተኛ ስሜትን ይፈጥራል።

ኢትዮጵያ ዉስጥ ብዙ አይነት የተፈጥሮ አካባቢዎች ይግርኛሉ እነዚህም ተራራማ ወይንም ጉድጓዳማ የሆኑ ቦታዎች ይገኛሉ ለምሳሌ የአባይ በረሃን ማየት እንችላለን።

ሰዎች ራሳቸውን ለማስተዳደር የተለያዩ አይነት ስራዎችን ይሰራሉ ከእነዚህም ውስጥ አንዱ የሆነው የጣውላ ቤት ስራ ሲሆን የጣውላ ቤት ስራ አልጋዎችን ቁም ሳጥኖችን ይሰራሉ።

ኢትዮጵያ ዉስጥ ካሉ የፖለቲካ ፓርቲዎች ዉስጥ አንዱ የሆነዉ የብልፅግና ፓርቲ ሲሆን ይህ ፓርቲ አሁን ላይ ኢትዮጵያን እያስተዳደረ ያለ ፓርቲ ሲሆን በህዝቡ ዘንድ ብስጭትን እየጨመረ ያለ ፓርቲ ነዉ።

ህግ አስከባሪ አካላት ከሚባሉት ውስጥ አንዱ የሆነው ወታደር ሲሆን ወታደር የተለያዩ ስልጠናዎችን ሰልጥኖ የሀገር ድንበርን ለማስከበር ይዘምታል።

በኢትዮጵያ ብዙ ዓይነት የመጽሔት አይነቶች ይገኛሉ ከነዚህም ውስጥ አንዱ የሆነው ቃልኪዳን በሚል ርዕስ የምንናው መጽሄት ሲሆን ይህ መጽሄት ስለሀገራችን እንዲሁም ስለ ታዋቂ ሰዎች የሚዘግብ የመጽሄት አይነት ነው።

ኢትዮጵያ ውስጥ ብዙ ክልሎች ይገኛሉ ከነዚህ ክልሎች ውስጥም የአማራ ክልል ይገኛል ይህ የአማራ ክልል የራሱ ባንዲራና መለያ አለው ቀለሙም ቀይና ቢጫን ያካትታል።

የቤት እንሰሳት ከሚባሉት ውስጥ የሚመደበው አንዱ ደሮ ሲሆን ይህ ደሮ ለምግብነት ከሚውሉ እንሰሳት ውስጥ አንዱ ሲሆን ሴት ደሮ እንቁላል በመጣል ትታወቃለች።

በአካባቢያችን ወይንም በመኖሪያ ቤታችን ከሚገኙ የእጽዋት አይነቶች ዉስጥ አንዱ የሆነው የጽጌሬዳ ተክል ሲሆን ይህ ተክል የተለያዩ ቀለም ያላቸው አበባዎች አሉት።

የመኖሪያ ቤት አይነቶች ውስጥ አንዱ የሆነው ኤል ሸፕ የሚባለው ቤት አንዱ ሲሆን ቅርጹም ኤል ቅርጽ ያለው ሁኖ ከጭቃ እንድሁም ከሲሚንቶ የተሰራ ቤት ሊሆን ይችላል።

የከፍተኛ ትምህርት ተቋማት ከምንላቸው ውስጥ አንዱ የሆነው የአዲስ አበባ ዩኒቨርስቲ ሲሆን ይህ አዲስ አበባ ዩኒቨርስቲ አንጋፋና ስመ ጥር ዩኒቨርስቲ ሲሆን የተለያዩ ባለሙያዎችንም አፍርቷል።